ሪትም ያለው የሙዚቃ ስልት አሁን ላይ እየተለመደ ይገኛል እነዚህ ሙዚቃዎች ዘመናዊ ሙዚቃዎች ተብሎውም ይጠቀሳሉ። እና እነዚህ ዘመናዊ የሙዚቃ መሳሪያዎች ታዋቂ ዘፋኞች ማነው አንዱ ጥቀስ?

ጃፓን አካባቢ በአለማችን ትልቁ ቤተሰብ ይገኛል፤ የቤተሰብም ብዙ ሚስቶችና ብዙ ልጆች ያሉት ቤተሰብ ነው ይህ ቤተሰብ አስተዳዳሪው አባትየው ነው። አባትየው ስሙ ማን ይባላል?

ነጭ ሳር ብሔራዊ ፓርክ ይህ የተፈጥሮ ውበት ያለበትና ብዘሀ ህይወት ያለበት ጥብቅ ደን ሲሆን ይህ በየትኛው የኢትዮጵያ ክልል ውስጥ ይገኛል?

ፕሮፌሰር ብርሃኑ ነጋ በኢትዮጵያ ፖለቲካ ውስጥ ከሚገኙ ሰዎች ውስጥ አንዱ ነው። ይህ የፖለቲካ ሰውም በአስተዳደር ላይ የሚገኝ እና በአሁኑ ሰዓትም በኢትዮጵያ ዜጎች ማህበራዊ ተቋማት ውስጥ የሚገኝ ነው። በአሁኑ ሰዓት በምን አስተዳደር ላይ ይገኛሉ?

አይሱዙ ይህ የጭነት መኪና ሲሆን በአይሱዙ ኢንደስትሪ ፓርክ ተመርቶ ለጭነት አገልግሎት የሚውል ሲሆን ካረጀ በኋላ ደግሞ ለቅጥቅጥ መኪና መሰሪያነት ይውላል። ይህ አንዱ መኪናው በምን ያህል ዋጋ ይገመታል?

የህክምና ባለሙያ ስራ ይህ ብዙ ሰው ከሚፈልጋቸው ወይም መስራት ከሚፈልጋቸው የስራ አይነቶች ውስጥ አንዱ ነው። ይህ የስራ አይነት ሰውን የምናድንበት ፣የምንፈውስበት የስራ አይነት ነው። የህክምና ትምሀርት ተሮረ ለመጨረስ ምን ያክል ጊዜ ይፈጃል?

እራስ ዳሽን በኢትዮጵያ የሚገኝ ታላቅ የሆነ ቦታ ሲሆን ደግሞ በኢትዮጵያ በ አማራ ክልል በደቡብ ማለት በጎንደር አካባቢ ይገኛል የዚህ የተራራ ከጫማ ከፍታበላይ ምን ያህል ሜትር ነዉ?

ደሮ ከቤት እንስሳት መካከል በራሪዋ ወይም ደግሞ ባለ ላባ የቤት እንስሳት ስትሆን ምትበር የቤት እንስሳ ነች። የዚች የቤት እንስሳ ጥቅሟን እና ጉዳቷን ተናገሩ?

ኮንዶሚኒየሞ የመኖሪያ ህንጻዎች መካከል ሲሆን ከጂፕላስ ጀምሮ የሚገነቡ የጋራ መኖሪያ ቤቶች ሲሆኑ የመኖሪያ ቤት አቅርቦት ይፈልጋሉ። እናንተ እነዚህ በምትኖርበት ከተማ ተገንብቷልን?

ሰማያዊ የተሰኘው ልብወለድ ይህ ልብወለድ በጣም ተወዳጅ መጽሐፍ ሲሆን በጣም የሚያሳዝን ታሪክ ልብን የሚነካ መጽሐፍ ነው። እና ይህን መጽሐፍ የፃፈው ደራሲ አለ ስሙ ማን ይባላል?

የግሪሲን ይህ የውበት ጠበቂያ ሲሆን ፈሳሽነት ያለው ህይወት መጠበቂያ ነው። ከ ውሃ ጋር በመደባለቅ ለቆዳችን ለስላሴ ለመፍጠር ያገለግላል። እናንተ የምትወዱት የሎሽን ምርት አምራች ፋብሪካ ማነው?

የቅባት በግብርና ውስጥ በጣም አዋቂ የሆኑ የእህል ዘሮች የሆኑ እንደ ቦሎቄ ያሉ ነገሮች ስለሆኑ ለግብርና ምርቶች ከሚመረጡባቸው ቦታዎች መካከል ጥቂቶቹን ያሉትን ጥቀሱ።

በመስመር መዝራት በጣም አዋጭ ከሆኑ ሥራዎች መካከል የግብር እና ሥራዎች መካከል የሚመደብ ሲሆን በመዘራት መዝራትን የግብር እና በዓለሚዎች በስፋት እያስለመዱ ይገኛሉ ይህን የሚያደርጉበት ምክንያቶች ያሉ እነጅር ምክንያቶች ተናገሩ